በምስሉ ላይ የምትመለከቷት ኢትዮጵያዊ ሴት ስትሆን ፤ በሰሜኑ የኢትዮጵያ ክፍል ማለትም በትግራይ ክልል የተለመደውን የጸጉር አሰራር ተሰርታ ያሳያል ።

ይህ በምስሉ የምትመለከቱት የአንድ መድኃኒት ቤትን ማስታወቂያ ስራ ነው :: ይህም ዲና መድኃኒት ቤት የሚባል የመድኃኒት መደብር ሲሆን ይህም መደብር ስልክ ቁጥሩን እንደዚ አስቀምጦ አገልግሎታቸውን እንዲያገኙ የሚያደርግ አንድ የማስታወቂያ ዘርፍ ነው::

ይህ በምስሉ ላይ የምትመለከቱት የውበት መዋቢያወች ወይም የውበት መጠበቂያ አይነቶች ሲሆኑ፤ ሴቶች ፊታቸውን በመቀባት ቀዳቸው ንጹህና ጥርት ያለ እንዲሆን ይጠቀሙበታል።

ይህ ምስሉ ላይ የምትመለከቱት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የፌደሬሽኑ ምክር ቤቱ አርማ ነው። ይህ አርማ የፓርላማውን የሚያሳይ ወይም ደግሞ ፓርላማውን የሚገልፅ አርማ ነው ማለት ነው።

ይህ በምስሉ ላይ የምትመለከቱት ሃገራችን በብዛት የምታመርተው የሽምብራ ምርት ሲሆን፤ ብዙ ጊዜ ብዙ ምርት ከሚገኝባቸው ውስጥ አንዱ ነው። አረንጓዴ ቀለም ያለውና ደስ የሚሉ ፍሬዎች አሉት ።

ይህች በምስሉ የምትመለከቷት የጎንደር ባህላዊ አለባበስ የምታሳይ ወጣት ነች። የጎንደር ባህላዊ አለባበስ እንደሚታየው በትክሻው ላይ እንዲሁም ደግሞ በወገቡ በደረታቸው ላይ የሚታየውን ቅርፅ የያዘ የባህል የሸማ ልብስ አይነት ይለብሳሉ ማለት ነው።

ምስሉ ላይ የምትመለክቱት የተለያዩ ቁሳቁሶች በመጠቀም ብሎኬት የሚመረትበትን የብሎኬት ማምረቻ ቦታ ነው። እንደምታዩት ብዙ በቁጥር በዛ ያሉ የብሎኬት ምርቶች ይታያሉ ። እንዲሁም ሰራተኞችም ይታያሉ።

ይህ በምስሉ የምትመለከቱት የመኖሪያ ቤትና ቤቶች ናቸው። እነዚህ መኖሪያ ቤቶች ጎጆ ቤቶች ይታያሉ። ቆርቆሮ ቤቶች ይታያሉ እንዲሁም ደግሞ በዙሪያው ወይም ደግሞ በአከባቢያቸው በተለያዩ አትክልቶች ተተክልው ይታያሉ አረንጓደ አትክልቶች ማለት ነው ሳር ወይም ድሮ እቃ ተሸክፎ ይታያል። ሌላው አህዮች ይታያሉ።

እኒህ በምስሉ ላይ የምትመለከታቸው የኢትዮጵያ የባህል አልባሳት ናቸው። እነዚህ አልባሳት እና ጌጣጌጦች በሰሜኑ የሀገሪቱ ክፍል የሚለበሱ ሴቶች ለማጌጫነት የሚጠቀሙባቸው የጥጥ የልብስ አይነቶች ናቸዉ። ከጥጥ የሚሠሩ የልብስ አይነቶች ናቸው።

እኒህ በምስሉ ላይ የትመለከቷቸው የተለያዩ ገበሬዎች ወይም ደግሞ ማህበርስቦች መሰረታዊ አገልግሎት እያገኙ ነው። ከዚህ መካከል እንደማዳበሪያ አይነቶቹ በአንቡላንስ ተጭነው ወይም ደሞ አገልግሎቱ እንዲያገኝ ተደርጎ ይታያል ማለት ነው።

ይህ በምስሉ የምትመለከቱት የሳሞና የተለያዩ ፈሳሽ ሳሞናዎችን በማምረት በቤቱ በማምረት የሚሸጥን 1 ወጣት ያሳያል። እንዲሁም ደግሞ በጀርባው በተለያዩ ሃይላንዶች የሚይዙት መጠን የተቀመጡ የተለያዩ ፈሳሾች ይታያሉ።

ይህ በምስሉ ላይ የምትመለከታቸው በአማራ ክልል የብልጽግና ፓርቲ ከፍተኛ የስራ አመራር ላይ ያሉ ወይም ደግሞ የስራ አስፈጻሚዎች ኮሚቴ አጀንዳዎችን አንስተው ሲወያዩ የሚያሳይ የስብሰባ ወይም ደግሞ የውይይት መድረክ ነው

ይህ በምስሉ የምትመለከታቸው የቤት እና የቢሮዎች ወይም ደግሞ የእንጨት ስራ የሚመረትበት ቦታ ነው። ይህ ደግሞ የምናየው አንዱ የቤት እቃ ወይም ደግሞ ከእንጨት የሚሠራ አንድ የቤት እቃ ነው ማለት ነው።

ይህ በምስሉ ላይ የምትመለከቱት የንግስ እና ግብይት ቦታ ነው። ይህ የንግድ እና የግብይት ቦታ ፍራሽ የሚገበያዩበት ወይም ደግሞ ፍራሽ የሚሻሻጡበት ቦታ ነው ማለት ነው። ይህ እነዚህ ፍራሾች ናቸው።

ይህ በምስሉ የምትመለከቱት አረንጓዴ ቀለም ያለዉ መኪና ነዉ። እነዚህ መኪና አንደኛዉ ሰላም ባስ ይባላል። ሁለተኛዉ ደግሞ ከፊት ያለዉ እንደምናየዉ ሰማያዊ በነጭ ቀለም ያለዉ የተለያዩ መንቀሳቀሻ መኪኖች ይታያሉ።

ይህ በምስሉ የምትመለከቱት የቡና ቤቶችና የምግብ ቤቶች ናቸው ።ብዙውን ጊዜ በኢትዮጵያ የሚገኙ የባህል ምሽቶች ወይም የባህል ቤት የሚባሉ ናቸው ።በዚህም የባህል ጭዋታዎች፤ ምግቦችና የባህል እንቅስቃሴዎች ይከናወናሉ።